የሀበሻ ቀሚስ በኢትዮጵያ ከሚወደዱ እና ከሚፈለጉ ልብሶች መካከል ዋነኛው ነው ቀሚሱ ለተለያዩ በዓላት ፣ለስነስርዓት መዋያነት ይጠቀሙበታል። የሀበሻ ሴቶች በተለይ ያዘወትራሉ።

በጣም የሚያምሩ ሁለት ኢትዮጵያዊት ቆነጃጅት ፤ ጸጉራቸዉ በጣም የሚያምር ሀብሻ የሆኑ ኢትዮጵያዊ ናቸው ፤ በጣም የሚያምሩ ናቸው ፤ ጸጉራቸዉ በጣም ያምራል።

በባህር መካከል ያለ ደሴት በጣም ነው የሚያምረው አሪፍ አሪፍ የሆነ ደሴት ነው የምታሳዩን።

በጣም የሚያምር ቦታ መዝናኛና ለመዝናኛ ተብሎ የተገነባ ቦታ። ቦታው አዲስ አበባ ይመስላል ሰዎች ከጭንቀታቸው ዘና ለማለት ይጠቀሙበታል።

ይሄ የምናየው መኪና ለህዝብ አንድን ህዝብ ከአንድ ቦታ ወደሌላ ቦታ ለማሸጋገር የሚጠቅም መኪና ነው። መኪናው በኢትዮጵያ በተለያዩ አካባቢዎች አገልግሎት ይሰጣል። ብሩ በጣም ውድ ነው ። ሰዎች በቀላሉ ሊያገኙት አይችሉም ።